ሃይማኖት ማለት አንድ ሰው የሚያምንበት እምነት ሲሆን በኢትዮጵያ ውስጥ የተለያዩ ሃይማኖቶች ይገኛሉ። ከነዚህ ውስጥ እንደምሳሌ የሙስሊም ሃይማኖትን መውሰድ እንችላለን።

ከቤትና ከቢሮ ልናገኛቸዉ የምንችላቸው እቃዎች የቤትና የቢሮ ዕቃ በመባል ይታወቃሉ። ከነዚህም ውስጥ እንደ ምሳሌነት ልንወስድ የምንችለው ወንበርን ነው። ወንበር ለመቀመጪ መጠቀምበታለን።

መዝናኛና መናፈሻ ቦታ ማለት አንድ ሰው ሊዝናናበት የሚችልባቸው ቦታዎች ሲሆኑ እነዚህም ሆቴሎች ሊሆኑ ይችላሉ። ሆቴል ምግብ እና መጠጥ ልናገኝበት የምንችልበት መናፈሻ ነው።

ውበትን ከመጠበቂያ ነገሮች ውስጥ አንዱ ሜካፕ ሲሆን ሜካፕ ማለት ሴቶች እራሳቸውን ለማስዋብ ፊታቸውን የሚጠቀሙት የተለያየ አይነት ማስቄጫ ሲሆን ለመዋቢያ ይጠቅማል።

ሰወች እራሳቸውን ለማስዋብ እንዲሁም ዉበታቸውን ለመጨመር የተለያዩ ጌጣጌጦችን በመጠቀም ሊያስዉቡ ይችላሉ። ከነዚህም ጌጣጌጥ መካከል አንዱ የአንገት ሃብል ሊሆን ይችላል።

ፖለቲካ ማለት አንዲትን ሀገር የሚመሩበት የስልጣን ጨዋታ ሲሆን ፖለቲካ ለአንድ አገር ወሳኝ የሆነ ስርዓት ነው። እንድሁም ፖለቲካ ለሀገሪቱ ጠቀሜታ አለው።

ማህበራዊ ሚዲያ ማለት በኢንተርኔት ላይ ያለ የተለያዩ የመዝናኛ እንድሁም ዕውቀት የመጨበጫ የሆኑ ሲሆኑ ከእነዚያም ውስጥ አንዱ ቲክቶክ ነው።

በአካባቢያችን በተፈጥሮ ሊገኙ ከሚችሉ ነገሮች ዉስጥ አንዱ ተራራዎች ሲሆኑ ተራራ በተፈጥሮ ዉብ የሆነ ሲሆን እላዩ ላይም የተፈጥሮ እፅዋትን ይይዛል።

መጽሃፍት ማለት የሰው ልጅ የአእምሮ ብቃቱን ለማዳበር የሚጠቀምበት ነው ።እውቀትን የሚጠቀምበት የእውቀት ምንጭ ሲሆን በተለያዩ ፀሐፊዎች ሊፀፍ ይችላል።